የጎጆ ሣር መኖሪያ ቤት የጎጆ ሳር መኖሪያ ቤት አካባቢዎች የተለመደ የመኖሪያ ቤት ሲሆን ይህ መኖሪያ ቤት የሚዘጋጀው ከሳር እና ከተለያዩ የጭቃዎች በመደረግ ነው።

የጎንደር ማህበረሰብ መቀመጫውን በሰሜናዊ የአማራ ክልል ያደረገ የማህበረሰብ ክፍል ሲሆን ይህ የማህበረሰብ ክፍል የራሱ የሆነ የአኗኗር እና የአመጋገብ ሥርዓት አለው።

ውሻ ቤትን ለመጠበቅና በፍቅር ወዳድነቱ በታማኝነቱ ታዋቂ የሆነ የቤት እንስሳ ነው። ይህም የቤት እንስሳ ጠቃሚ ነው።

የኢትዮጵያ ባህላዊ ልብስ የሆነዉን ጋቢ ወደ ተለያዩ ወደ ዘመናዊ አለባበሶች እየተቀየረ ይገኛል በአሁኑ ሰዓት ይህም ይበል የሚያሰኝ ስራ ነዉ ዘመናዊ ፋሽን ኢንዱስትሪ ከማንቃት አኳያ።

የካቶሊክ ሀይማኖት ቤተክርስቲያን:- ይህ የካቶሊክ ሀይማኖት ቤተክርስቲያን የራሷ የሆነ ስርዓት እና ቀኖና ያላት ከኦርቶዶክስ ተዋህዶ ቤተክርሰሰቲያን ብዙ ሸር የምታደርገዉ ስርዓት አላት።

የውሃ መጠጥ መሰረታዊ አገልግሎት እንግዲህ በተለያዩ ክፍለ ከተሞችና ወረዳዎች እየተሰራጨ ያለ የመሰረታዊ የአገልግሎት ሲሆን ይህ የመሰረታዊ አገልግሎት በገጠር አማካይ በደንብ ሊሰራ የሚገባውና ሊሰራጭ የሚገባው መሰረታዊ አገልግሎት ነው።

ደንባራዎቹ ይህ በአማራ ክልል ፕሮፌሰር የሆኑት ደራሲ የተደረሰ እና ስለ የአሁኑ ወቅት ባሉ ሚዲያዎች መጥታ ያጋለጠች መጽሃፍት ነች።

የመሰረተ ልማት አገልግሎት በተመለከተ እንዳለ ይታወቃል

መደርደሪያ መደርደሪያ እንግዲህ የተለያዩ ዕቃዎች የሚቀመጡበት ነው። መደርደሪያ በአብዛኛው ጊዜ በዕቃ ቤቶች ውስጥ ሊገኝ ይችላል። እነዚህ እቃዎችን ለመደርደር የሚውል የቤት ዕቃ ነው።

የስንፈተ ወሲብ ህክምና በባህላዊ ህክምና ከሚሰጡ ህክምናዎች አንደኛው ሲሆን ባህላዊ ህክምና ችግር ላለባቸው ሰዎች እና በጥሩ እና ባህላዊ ሀኪሞች ታግዞ የሚሰጥ ህክምና ነው።

ትነበብ ቡና ይህች ቤት ቡና ቤት የምትገኘው በባህር ዳር ሲሆን ዋና ከምትሰጣቸው ጥቅማ ጥቅሞች ውስጥ አንደኛው ቡናዎች ሁለተኛ ደግሞ እነዚህን ቡናዎች በስፕሪስ በኩል በ ማኪያቶ መልኩ ታፈላለች።

የባህርዳር ከተማ የስነ ህንፃ ውበት በጣም ሊሰራ የሚገባውና ወደ ኋላ ትንሽ የቀረ የስነ ህንፃ ግንባታ አላት። ያም መሻሻል እንዳለበት መሰራት እንዳለበት መሰራት የሚገባት ከተማ መሆኑን ያሳያል።

የአበበ ቤተሰብ ውብ የሆነ ሚስቶች እና በልጆቹ የታደለ እና የሀገራችን የሚያስቀኑ ቤተሰብ ናቸው።

እዚህ ጋር መሽናት ክልክል ነው የማስታወቂያ የሚለፉ እዚህ አካባቢ ሰው በሽታ የሚያስቸግርበት አካባቢ ነው እነዚህ አካባቢዎች ላይ የዚህ ማስታወቂያ ካነበባቸው መሽናት መከልከሉን ያመለክታሉ።

የጎንደር ዩኒቨርስቲ የራሱ የሆነ የባንዲራ መለያ አለው። ይህ የባንዲራ መለያ የዛን ማህበረሰብ እንዲመጥንና እንዲገልፅ ተደርጎ የተሰራ የባንዲራ መለያ ነው።

አካፋ: መሬትን ለመቆፈር፣ ለመገልበጥ እና ለመጫን የሚያገለግል በእጅ የሚሰራ መሳሪያ ነው። ሰፊና ጠፍጣፋ ምላጭ ያለው ሲሆን እጀታው ከእንጨት ወይም ከብረት ይሠራል።

የዋና ስፖርት ተጠቃሽ የሆነ አንዱ የስፖርት አይነት

የመቃብር ማስጫዎች መቃብር እንግዲያው ካረፈ በኋላ በተለያዩ አበባዎች ያስጌጡታል።

ዳማስ ተሽከርካሪ እኝህ ተሽከርካሪዎች በከተማ ውስጥ ቀልጣፋ አገልግሎት የሚሰጡና እስከ አምስት ሰው ድረስ የሚችሉ የመኪና ተሽከርካሪዎች ናቸው።

የአንድ ቤተሰብ በአንድ ጎጆ ተብሎ የሚጠራ ሲሆን ይህ የጎጆ ሶስት ጉልቻ ተብሎ ይጠራል። በአብዛኛውን ጊዜ ይህ ሶስት ጉልቻኢየሱስ ጉልቻ የተባለው የልጆችና አንድ የእናት እና የአባት ጥምርታ ስለሆነ ነው።

የወሎ ዩኒቨርሲቲ የራሱ የሆነ አርማ መለያ አለው ይህ አርማ መለያ የወሎ ማህበረሰብን እና ግቢውን እንዲወክል ተደርጎ በልዩ ስታይል የተሰራ ሎጎ ወይም አርማ ነው።

የስትሪንግ አርት ጥበብ እንግዲህ ይህ የስትሪንግ አርት ጥበብ የተለያዩ ክሮዎችን በመወጠርና በነዛ ደሞ ስእሎችን በመሳል በዛ በክሮቹ የሚሰራ የጥበብ ዓይነት ነው።

በኢትዮጵያ እየተካሄደ ያለውን ጦርነት ከመቀነስ መከላከያ ሰራዊቱ ትጉህ የሆነ እንቅስቃሴ እያደረገ ይገኛል::በዚህም ምክንያቱም ብዙ የዜጎችን ሕይወት መታደግ የቻለበት ሁኔታ ነው ያለው ሲል አሚኮ ዘግቧል::

ሶፋ ከቤት ዕቃዎች ውስጥ አንደኛው ሲሆን ይህ ሶፋ የሚዘጋጀው ከተለያዩ የስፖርት ምርቶችና የጣውላ ምርቶችን አንድ ላይ በማዋሀድ በጋራዥ ባለሙያዎች ይዘጋጃል።

ቅቤ ከአንድ መዋቢያ መሳሪያዎች ውስጥ አንደኛው ሲሆን ይህ ቅቤ የሚመረተው ከወተቱ ምርቶች ሲሆን ይህ ወተት ተንጦ ከረጋ በኋላ ይህ ወተት ነው። ለቅቤነት የሚውለው።

አንበሳ ጠንካራ ከሆኑ የዱር እንስሳቶች መካከል ሲሆን የዱር እንስሳ በተፈላሚነቱ እና በአደን አስተዳደን ስርአቱ ታዋቂ የሆነ የዱር እንስሳ ነው።

የአዞ የቆዳ ገበያ በአሁኑ ሰዓት ወደ ብዙ ሺ ምርት የምናገኝበት የንግድ ገበያ ሲሆን ይህም አዞዎችን የሚያገኝ የተሰማሩ ሰዎች እነዚህን ለቆዳ ፋብሪካዎች ይሸጣሉ።

የኢፌዴሪ መከላከያ ሰራዊት ህገ መንግስት ካወጣቸው በመከተል ህዝቡ ወደ መከላከያ ሰራዊት እየተቀላቀለ ይገኛል። በዚህም ምክንያት የመከላከያ ሠራዊት ብዙ አባሎችን እያስገባ ይገኛል።

ዶሮ ወጥ ዶሮ ወጥ የሚዘጋጀው ከዶሮ ሲሆን ይች ዶሮ ለበዓልና ለተለያዩ ክብረ በዓላት በኢትዮጵያውያን ዘንድ ተወዳጅ የሆነ የምግብ አይነት ነው ይህ ምግብ ዶሮ ከተበለተች በኋላ የሚዘጋጅ ነው ::

ፍሪጅ ከኤሌክትሮኒክስ መሳሪያዎች መካከል አንደኛው ሲሆን ይህ የኤሌክትሮኒክስ መሳሪያ በተለያዩ ምግብ ነክ ነገሮችን ቀዝቀዝ እና ለረጅም ሰዓት እንዲቆዩ የሚያደርግ የኤሌክትሮኒክስ መሳሪያ ነው።

የቆዳ ጫማዎች የቆዳ ጫማዎች የተለያዩ የአዞና የበሬ ወይም የከብት ቆዳዎች የሚሰሩ ጫማዎች ናቸው ጠንካራ ናቸው።

እናት ጓዳ ምግብ ቤቶች እንግዲህ ይቺ ምግብ ቤት ምሳ ብቻ በየአይነት የምታዘጋጅ እስከ አራት ሰዓት ብቻ አገልግሎት የሚሠጥ ተወዳጅ ምግብ የት ነች።

የጭቃ መኖሪያ ቤት የጭቃ መኖሪያ ቤት በጭቃ እና በቋሚ በማገሮች በቋሚ እንጨት በመደረግ ነው።

ጉዞ አዳዲስ ቦታዎችን ለመዳሰስ ሲሆን ቱሪዝም ለመዝናናትና ለመማር የሚደረግ እንቅስቃሴ ነው። ስደት ደግሞ የተሻለ ኑሮ ፍለጋ ወይም ከአደጋ ለመዳን የሚደረግ የቦታ ለውጥ ነው።

የኮንዶሚኒየም ቤቶች የሚሰሩት በጋራ መኖርያነት እንዲያገለግል ተደርጎ ሲሆን ብዙ ሰዎች በአንድ ላይ ይኖሩበታል።

አልቦ እንግዲህ በሴትልጃገረዶች በገጠራማ አካባቢ የተለመደ አይነት ጌጣጌጥ ነው ይህ ጌጣጌጥ ከብር ሊዘጋጅ ይችላል በተለምዶ።

የሰቆጣ ማህበረሰብ የሰቆጣ ማህበረሰብ በአማራ ክልል በወሎ ዞን ትልቁ ዞን የሚገኝ የማህበረሰብ ክፍል ሲሆን ይህ የማህበረሰብ ክፍል የራሱ የሆነ ስርአትና ክዋኔዎች አሉት።

የቡና ንግድ ገቢያ ። የቡና ንግድ ገቢያ በኢትዮጵያ ብዙ ቦታ የሚገኝ ነው ።ይህ የቡና ምርት ወደ ውጭ ሀገር ኢምፖርት በማድረግ ብዙ ትርፍ እንደምታገኝበት ይታወቃል ።

የሽመና ስራ የሽመና ስራ ውስጥ አንደኛው የሸክላ ስራ አለ የሸክላ ስራ የተለያዩ የሸክላ አፈሮችን በመጠቀም የድስትና የምጣድ ውጤቶችን የምናመርትበት ስራ ነው። እና የተከበረ ስራም ጭምር ነው።

ባንዲራ የአንድ ሀገርን ማንነትና እሴቶች የሚያንፀባርቅ ምልክት ሲሆን፣ መለያ ደግሞ አንድን ቡድን ወይም ድርጅት ለይቶ ለማወቅ ይጠቅማል።

አካፋ ከነዚህ መሳሪያወች ውስጥ አንደኛ ነው እንግድህ ከብረትና ከተለያዩ ፕላስቲኮችም ጭምር ሊዘጋጅ ይችላል። አካፋ የተለያዩ ቀለል ያሉ ነገሮችን ለማንሳት የሚሆን መሳሪያ ነው።

የአዊ ማህበረሰብ ይህ ማህበረሰብ በጎጃም አውራጃ በስተ ምዕራብ የሚገኝ ማህበረሰብ ሲሆን የማህበረሰብ የራሱ የሆነ አለባበስ፣ አኗኗርና አመጋገብ ስነስርአት አለው።

በተለያዩ ቤቶችን በተለያየ መንገድ ማስጌጥ እንችላለን ከዚያ ለማዕከል የተለያዩ የ የዳንቴል ምርቶች ተጠቃሽ ናቸው:: እነዚህ በዳንቴል ምርቶች ለዚህ አገልግሎት የሚሰሩ ምርቶች ናቸው::

የላይፍቦይ ሳሙና ማስታወቂያ ላይፍቦይ ከተለያዩ ባክተሪያዎች የሚያጸዳልን ምግብ ከመመገባችን በፊት እጃችንን እና ፊታችንን በዚህ ሳሙና መታጠብ አለብን።

አዷማ ከልዩ ልዩ መሳሪያዎች መካከል አንዱ ሲሆን አዷማ የሚያገለግለው የተለያዩ ቁፋሮዎችን ለማድረግ እና ልማት ላት ለመሳተፍ የሚውል መሳሪያ ነው። ይህ መሳሪያ ከብረታብረት ሊዘጋጅ ይችላል።

ደግ ከቤት እንስሳዎች መካከል አንደኛው እንስሳ ሲሆን ይህ በግ ለስጋነት የሚውል እና በባህሪውም ከሌሎች እንስሳቶች ለስለስ ያለ የቤት እንስሳ ነው።

ጉዞ የራስን ነፃነት ያጎናጽፋል። ቱሪዝም የአካባቢ ጥበቃን ማበረታታት አለበት። ስደት የቤተሰብ ትስስርን ሊያጠናክር ወይም ሊያዳክም ይችላል

የመጓጓዣ መሠረተ ልማት አንደኛው ሲሆን ይህ የመጓጓዣ መሠረተ ልማት ተልቅ የሆነ ጎል አለው አንድን ማህበረሰብ ከማህበረሰብ ለማገናኘት ትልቅ ሚና ያለው የመሠረተ ልማት አገልግሎት ነው።

የመንገድ ልማት መሰረተ ልማት የመንገድ መሰረተ ልማት የተለያዩ የመንገድ ወይም የከተማ ለማገናኘት የሚውል መሰረተ ልማት ነው። ከነዛ መካከል የኮረኮችና የአስፓልት መሰረተ ልማቶች ይጠቀሳሉ።

መንገድ ዝርጋታ መሰረተ ልማት ይህ የመንገድ ዝርጋታ መሰረተ ልማት በገጠራማ አካባቢ በጣም ሊዳረስ ያልተገነባና ሊዳረስ ያልቻለ መሰረተ ልማት ነው በኢትዮጵያ

ፈረስ ከነዚህ የጋሪ መጓጓዣ መንገዶች አንድኛው ሲሆን እንግዲህ ይህ ፈረስ እንግዲህ የተፈጥሮ በሆነ ፈረስና በእንጨቶችና በብረቶች የሚዘጋጅ ተሽከርካሪ ነው።

የመኪና ተራ አስከባሪዎች እነዚህ የመኪና ተራስከባሪዎች የመኪናን ሰልፍ ተራ ለማስጠበቅ የሚውሉ የህግ አስከባሪዎች ናቸው። እነዚህ የህግ ባለሙያዎች የሚሰሩት በተለያዩ ከተሞች ትራፊክ በበዛበት አካባቢ በስፋት ይገኛሉ።

ቦይለሮች ወይም የውሃ ማፊያዎች እነዚህ የምንጠቀማቸው የውሃ ማፍያዎች ውሃ ለማሞቅና ለማፍላት የሚውሉ የቤት እቃዎች ናቸው እና በኤሌክትሪክ ኃይል ይሠራሉ እነዚህ እቃዎች።

የኤሌኮፍተር ተሽከርካሪ ይህቺ ተሽከርካሪ ብዙ ጊዜ ባለስልጣናት እና ባለሃብቶች የሚፈልጓት ተሽከርካሪ በብዛት እስከ አስር ሰው የምትይዝ ነች።

የኢትዮጵያን የጋቢ ምርት በመጠቀም ወደ ተለያዩ ፋሽኖች እየቀየሩት ይገኛሉ ።ከነዛ መካከል ጃኬቶችና ሱሪዎችን በመሠራት የኢትዮጵያን የፋሽን ኢንዱስትሪ ደረጃ ከፍ እያደረጉት ይገኛሉ።

የዱቄት ምርቶች የፊኖች ዱቄት ምርቶች ተጠቃሽ ናቸው እነዚህ ዱቄት ምርቶች የተለያዩ ዳቦዎችን ዳቦችን ኪኪሶችን ለማምረት በፋብሪካ የተቀነባበረ ፋብሪካ ውስጥ የተቀነባበረ ምርት ነው።

የሰርግ ቤቶችን የማስጌጥ በተለያዩ ነገሮች ተጠቅመን ማስጌጥ እንችላለን ከነዛ መካከል አበቦች የጨርቃ ጨርቅ ምርቶች ተጠቃሽ ናቸው። በተለየ መልኩ በውብ በሆነ መልኩ ልናስጌጣቸው እንችላለን።

የሲሚዛ እፀዋት፦ የሲሚዛ እፅዋት በተለያዩ ገጠራማ አካባቢዎች የሚበቅል ነው። የገጠር አካባቢ ያው ከፍተኛ የብሎኬት አጥር ስሌለ አጥርን ማጠሪያነት የሚውል የእፅዋት አይነት ነው።

የወሎ ማህበረሰብ:- የወሎ ማህበረሰብ በአማራ ክልል ዉስጥ የሚገኝ ማህበረሰብ ሲሆን ይህ ማህበረሰብ በፍቅር ገላጭነቱ ሙስሊም ክርሰሰቲያኑ ተዋደዉ የሚኖሩበት የማህበረሰብ ክፍል ነዉ።

የጦያ ትክል ድንጋዮች ብዙም ካልታወቁ የቱሪዝም መስህቦች እና ኢትዮጵያ ካሏት የቱሪዝም መስቦች አንደኛው ነው። ይህ የቱሪስት መስህብ የአካባቢው ሰዎች የሞቱ ሰዎች የተሰራ ሃውልት ናቸው ተብለው ድንጋዮች ናቸው ተብሎ ይታሰባል።

የጸጉር ጌጣጌጦች ተጠቃሽ ናቸው። ከነዚህ የጸጉር ጌጣጌጦች ውስጥ የጸጉር ሜስያዣዎችና ጽጌረዳ አበባ ምርቶች አይነት የተሰሩ በጸጉር ላይ የሚሰኩ ሰንደሎችን ያመለክታል ከጠቀስናቸው

አንድ ድርጅት የራሱ መለያ ያለው ሲሆን ከዚህም መካከል የባህር ዳር ዩኒቨርስቲ የራሱ የሆነ አርማ ያለው እና የችቦ ያለው ችቦው የትምህርት ስርዓትን የሚያመለክት ሲሆን በሰማያዊ ከለሩ ደግሞ የጣናን ያመለክታል ።

የቪላ መኖሪያ ቤት ትንሽየ ቪላ መኖሪያ ቤት ቅንጡ የሆኑ እና ካሬ በአንድ ቤህ ዉስጥ ለአንድ ብቻ ወይም ለአንድ አባራ ብቻ የሚምጡ መኖሪያ ቤቶች ናቸዉ። መኖሪያ ቤቶች ከተለያዩ ስሚንቶዎች እና ጭቃዎች ሊሰሩ ይችላሉ።

አሮፕላን አንድ የመጓጓዣ መሠረተ ልማት ሲሆን ይህ መጓጓዣ በመንግስት አማካኝነት የሚገነባ ከመጓጓዣ ስራዎች ውስጥ አንደኛው ነው።

ይህ የፀጉር ጌጣጌጦች፦ የፀጉር ጌጣጌጦች ከተለያዩ ነገሮች ሊሰሩ ይችላሉ ከተለያዩ ከብረት ፥ ከፕላስቲክና፥ ከአበባዎች ሊሠሩ ይችላሉ እነዚህ ሴት ልጃገረዶች ውብ ሆነው ለመታየት የሚያደርጓቸው ጌጣጌጦች ናቸው።

አለቃ ገብረሃና በኢትዮጵያ ታዋቂ ቀላጅ ከሚባሉ እና ዝነኛ አባቶች መካከል አንደኛው ነው። በንጉሥ አፄ ቴዎድሮስ ዘመን የነበረ ሰው ናቸው።

ብራዝሌት ፦ ይህ ከጌጣጌጦች ውስጥ አንደኛው ሲሆን ይህ ብራዝሌት በእጅ ውስጥ በመግባት እና አንዳንዴ ደግሞ ለበአል በጎማ ውስጥ ተሰርቶ የሚደረግ ዓይነት የጌጣጌጥ ነው ።

እንጥልን የማስቧጠጥ ባህል እንግዲህ ከጎጅ ባህል ይባላል። ይህ መፍትሔ ሊሰጠዉ የሚችል ነገር በባህላዊ ህክምና የተለያዩ ችግሮች ያሉት በህፃናት ላይ።

የእጅ ኳስ ስፖርት የእጅ ኳስ ስፖርት የሚደረገው ስድስት ስድስት ሆነው ከተደራጁ በኋላ መሬት ላይ በማንቀርቀብ በተቃራኒ ጎል ውስጥ አላማውን ያደረገ የስፖርት አይነት ሲሆን ይህ የስፖርት አይነት በኢትዮጵያ በአሁኑ ሰዓት በጣም እየተሠራበት ይገኛል።

የብረት መበየጃ ማሽን ይህ የህብረት መበየጃ ማሽን የሚሰራው ሁለት ብረቶችን ለማገናኘት የሚውል ማሽን ነው ጣውላ ቤትና ላይ ባለሙያዎች ወሳኝ የሆነ ማሽን ነው

የትምህርት ቤት መሰረተ ልማት እንግዲህ በየከተማው እየተሰራ የሚገኝ መሰረተ ልማት ነው ነገር ግን በተለያዩ የገጠር አማርኛ አከባቢዎች እጥረት እንዳለ ይታወቃል እና ይህንንም ለመስራት መንግስት ጠንቁሮ መስራት አለበት።

ኤፍሬም ታምሩ በኢትዮጵያ እና በዚህ በሀገራቸው ዝናን ማግኘት የቻሉ እንቁ የኢትዮጵያ አርቲስት ዘፋኝ ናቸው። እኒህ ዘፋኝ በአሁኑ ሰአት በህይወት ይገኛሉ።

የገና ስፖርት ይህ ገና ስፖርት የሚካሄደው በሁለት ጎራ ቡድኖች ሲሆን ትልቅ የሆነ በኢትዮጵያ በዓመት አንድ የሚከበር ስፖርት ነው በአሁኑ መልኩ ደግሞ የተለያዩ ፋሽን በሆነ መልኩ እየተዘጋጀ እና ስፖርት እየተደረገ ይገኛል።

ዳዊት ከአንድ የጽህፈት መሳሪያዎች ዉስጥ አንዱ ሲሆን ይህም ዳዊት የተከያዩ የቤተክርስትያን ጽሁፎች የሰፈሩበት መጽሃፍ ነው።

የጨበራ ጮርጮራ ጥቅጥቅ ደን ውስጥ ያለ ሲሆን። ይህ ጥቅጥቅ ደን በተለያዩ እፅዋትና እንሰሳት ያሸበረቀ የተፈጥሮ አካባቢ ነው። ይህም በአማራ ብሄራዊ ክልላዊ መንግስት ውስጥ ይገኛል።

የጭቃ መኖሪያ ቤት የጭቃ መኖሪያ ቤት የሚዘጋጀው ከጭቃ እና ከግርግዳ ከእንጨት ነው ይህ ቤት የሚዘጋጀው። ይህ በአብዛኛው የኢትዮጵያ ቦታዎች የተለመደ መኖሪያ ቤት ነው።

የኢትዮጵያ ፖለቲካ እንግዲ በአሁኑ ሰዓት በሃይለኛ ቀውስ ውስጥ ይገኛል ከዛ ማዕከል በየኩልና በየቦታው የሚደረጉ ጦርነቶች ተጠቃሽ ናቸው። ይህንም ለመቀነስ ፖለቲከኞች የራሳቸውን መፍትሄ መስጠት አለባቸው።

የጎጆ መኖሪያ ቤት የጐጆ መኖሪያ ቤት የሚዘጋጀው ከሣር ዘሮች ሲሆን ከሠር ዘር የቄጤማና የተለያዩ ጠንካራ ሳሮች ነው እና ይህም ዙሪያውን በጭቃ ይለደሳል።

የሸዋ ማህበረሰብ ፦ የሸዋ ማህበረሰብ መቀመጫውን በአማራ ክልል ያደረገ ማህበረሰብ ሲሆን የዚህም ማህበረሰብ የራሱ የሆነ ባህል ፣ እሴትና ወጎች አሉት ። እና በተራራማ አካባቢዎች የሰፈረ የአማራ ክልል ውስጥ አንዱ ዞኖች ውስጥ አንዱ ማህበረሰብ ነው ።

የችግኝ እጽዋት እነዚህ ጽዶች ወይም ችግኞች ለተለያዩ የከሰል ምርቶችና ለከተማ መስፋፋ ት ጭምር ከፍተኛ አስተዋጽኦ ያላቸው እዋቶች ናቸው።

ሃብሃብ ከአትክልት እና ፍራፍሬዎች ዉስጥ አንደኛው ሲሆን ይህ ሃብሃብ በተለያዩ በረሃማ አካባቢዎች የሚበቅል እና ለምግብ ተመራጭ የሆነ እና ብዙ ንጥረ ነገሮች ያሉት ምግብ ነው።

የስራ ቅጥር ማስታወቂያ ይህ የስራ ቅጥር ማስታወቂያ በ3ኛ አመት ምህንድስና ዘርፍ ላሉ ተማሪዎች የወጣ የስኮላርሺፕ ፕሮግራም ነው። በተለይም በጣሊያን አገር ለሚሄዱ ተማሪዎች የተለያዩ ፈንዶችን የሚያደርጉበት የወጣ ማስታወቂያ ነው።

ፓፓዬ ፓፓዬ እንግዲህ የሚታወቀው በትልቅነቱ እና በተወዳጅነቱ በቀን አንድ ማንኪያ ከገዛን በኋላ ልንጠቀም እንችላለን። ይህም ለቤተሰብ አባላት በሙሉ አንድ ፓፓዬ ሊውል ይችላል።

የልደት ፕሮግራሞችን በተለያዩ ነገሮች ማስጌጥ እንችላለን ከነዛም መካከል የአልሙኒየም ጊጣጌጦች አሉ እና እነዚህ ቢጫ በቢጫ የስጦታ መጠቅለያ እቃዎችን በማድረግ ማስጌጥ ይቻላል።

ሬት ይህ ከዉበት መጠበቂያ መሳሪያዎች ዉስጥ አንዱ ሲሆን ይህ ሬት በተፈጥሮ የሚበቅል እና የፊት ልስላሴን ለመጠበቅ የሚያገለግል የቆዳ ወይም የዉበት መጠበቂያ ነው።

የግራንድ ሆቴል ይህ መቀመጫውን ባህርዳር ያደረገ ሆቴል ሲሆን ይህ ሆቴል በቅንጡ ስፖርትን መዋኛ ገንዳዎቹ እና ይታወቃል።

የአንድ ቤተሰብ ወይንም ጎጆ ሶስት ሰዎች መመስረት ይችላል። ከነዛም መካከል አባት እናት እና አያት አለ። ይህ የቤተሰብ ተዋረድ ነው።

የባቡር ከፈጣን የምድር ባቡር ተሽከርካሪዎች አንዱ ሲሆን ይህ ባቡር በሀዲዲ አማካኝነት ከአንድ ሀገር ወደ ሌላ ሀገር ለማገናኘት እና እሩቅ እና ቀልጣፋ የሚያስፈልጋቸው ተመራጭ የሆነ የመጓጓዣ

ባህርዳር ዩኒቨርስቲ የራሱ የሆነ የሎጎ ወይም የአርማ ምልክት አለው ይህ ሎጎ በሰማያዊ ያደበለቀ ነው ይህ ሰማያዊ መለያው ጣና ዳር መሆኑን ጣና ሰማያዊ መሆኑን ተከትሎ የተደረገ ነው።

የሹርባ የፀጉር አሰራር በትግሬና በአማራ ክልል በጣም የሚሰሩት አይነት የፀጉር አሰራር ነው። ይህ ሴት ልጅ አገረዶች ከፊት ያለው ፀጉራቸውን ቀጠን አድርግው በመሰራት በደላይ ያለውን ደሞ ለቀቅ የሚያደርጉበት የፀጉር እስታይል ነው።

ምስር ከግብርና ምርቶች ውስጥ አንደኛው ሲሆን ይህ የምስር ምርት እሚመረተው በተለያዩ የግብርና ቦታዎች ነው። በሁሉም ቦታ ማህበራዊ አቅርቦቱ ምርጥ ነው።

ኢትዮጵያ በስነህንጻ ግንባታዎች በጣም ልዩ የሆነ ስነህንጻዎች አሏት ከዛ መካከል ቅዱስ ላሊበላ ቤተክርስቲያን ተጠቃሽ ነው ይህ አብያተክርስቲያን በስነህንጻ ግንባታው ከአንድ አለት ወጥቶ የተፈለፈለ ውብ የሆነ የስራ ህንጻ ግንባታ ያለው አብያተክርስትያን ነው።

ፊደል ምግብ ቤት ይህ ምግቤት የሚገኘው በባህር ዳር በቀበሌ ዘሮ ስድስት ሲሆን ይህ ምግብ ቤት በሰሃን እና በቡፌ አቀማመጣቸው የሚታወቅ ቤት ነው።